ላይክምና ትምህርት ፈላጊዎች የሚሆኑ ማስታወቂያዎች በምስሉ ላይ ተመላክቷል በዚህም ማስታወቂያ የተለያዩ ጽሁፎች እንዲሁም አንዴ ህክምና ባለሙያን የሚያሳይ ፎቶ ተቀምጧል።

በሀገራችን ኢትዮጵያ ከሚታወቁ ቀደምትና ስመ ገናና እንዲሁም ፤ ተወዳጅ ከሆኑት የ ልብወለድ ውጤቶች ውስጥ አንዱ የሆነው ፍቅር እስከ መቃብር መጽሐፍ ገጽ ሽፋን በምስሉ ላይ የተመላክቷል።

የቆንጆና የሚያማምሩ ልጃገረዶች መፍለቂያ እንጅባራ ባህላዊ አልባሳት እነዚህን ባህላዊ አልባሳት ውስጥ እንደ ጃንጥላ እና ነጭ ቀሚስ የመሳሰሉት ይገኙበታል።

የከተማ አካባቢ ገፅታዎች በምስሉ ላይ ተመልክተዋል። እነዚህም ገፅታዎች የተለያዩ ቀለም ያላቸው መ መኪናዎችን፣ መብራቶችን ፣እንዲሁም መስመሮችን አካተዋል።

በሀገራችን ኢትዮጵያ ከሚታወቁ የሀገር በቀል ባህላዊ መጠጦች ውስጥ አንዱ የሆነው የጠላ መጠጥ በምስሉ ላይ ተመላክቷል። በዚህም የጠላ መጠጥ ለጠላ ማስቀመጫነት የሚያገለግሉ ከአፈር የሚሠሩ ሸክላዎች እንዲሁም ከበሬ ቀንድ የሚሠሩ ዋንጫዎች በምስሉ ተካተዋል።

እጅግ ሰፊ እና የተንጣለለ የእርሻ በታዎችን በምስሉ ላይ ተመላክተናል። በእነዚህም እርሻ ቦታዎች ጠንካራ እና እጅግ የሚያማምሩ በሮች ላይ እርሻ ላይ የሚገኝ የአንድ ገበሬ ምስል ተጋርተናል።

እጅግ የተንጣለለ እና ሰፊ ደረቅ ሳራማ አካባቢዎች ቦታወች በምስሉ ላይ ተገልጸዋል። በዚህም አካባቢ የሚኖሩ በመንጋ የሚቀሳቀሱ የአንበሳ እና የነብር ምልክቶች በምስሉ ላይ ተቀድተዋል።

የተለያዩ ገበያዎችን በመገበያየት ላይ የሚገኙ የማህበረሰብ ክፍሎች ላይ ተመላክተዋል እነዚህም በምስሉ ማበረሰቦች ዶሮዎችን እንደዚሁም እንቁላሎችን በመሸጥና በመግዛት ላይ ያሉ ሰዎችን ምስል ተጋርተናል።

እጅግ በረሃ አካባቢዎች ምንም ሳር የሌላቸው ድንጋይ እና አሸዋ የተሞሉ ሜዳዎችን በምስሉላይ ተመልክናነል። እንዲሁም የተለያዩ እንስሳትን ለምሳሌ ግመል ተመልክተናል።

ራኒ ጁስ ራኒ ጁስ ከጠጡት በኋላ የሚመርጡት እጅግ ጣፋጭ መጠጥ ነው። ይህንንም መጠጥ አንዴ ከቀመሱት ይደግሙታል እንጂ አይለቁትም። ራኒ ጁስ ከአልኮል ነፃ የመጠጥ አይነት ነው።

በጥንት ጊዜ የተሰሩ በተለያዩ ዲዛይኖች ያማሩ ና የተዋቡ የስነ ህንፃ ውጤቶችን በምስሉ ተጋርተናል እነዚህም ስነ ሕንፃዎች በአሁኑ ሰዓት በመፍረስ ላይ እንዳሉ የሚያሳይ ምስል ተጋርተናል።

እጅግ የተንጣለሉ ባህሮች እና ሐይቆች በምስሉ ላይ ተመላክተዋል እነዚህንም ሐይቆች በማቋረት ላይ የምትገኝ አንድ ጀልባ እና በዋና እያቋረጡ የሚገኙት ሰዎች በምስሉ ላይ ተመላክተዋል።

የእደት ጥበብ ሥራዎች በምስል ላይ ተመለክተዋል። እነዚህም የእደ ጥበብ ሥራዎች በሀገራችን ኢትዮጵያ በባዓላት በብዛት ጥቅም ላይ የሚውሉ እንደ ቀሚስ መቀነት የመሳሰሉ ናቸው።

የክብረ በዓላትን ዝግጅት የሚያሳዩ የተለያዩ ቁሳ ቁሶዎች በምስሉ ላይ ተካተዋል ከእነዚህምውስጥ ለቡና መተቻነት የሚያገለግሉ ሲኒዎች እንዲሁም ለቡና መቁያነት የሚያገለግሉ እና ፈንዲሻዎች ይታዩበታል፡፡

በሀገር እና በዓለም ደረጃ የሚታወቁ የተለያዩ ፖለቲከኞችን የያዙ መጽሔቶች እና ጋዜቶች በምስሩ ላይ ተመላግተዋል እነዚህም መጽሄቶች የኢትዮጵያ ተገላይ ሚኒስተር እንዲሁም የአሜሪካውን ፕሬዝደንት ዶናልድ ትራምፕን አተካለዋል፡፡

የኢትዮጵያ ንግድ ባንክ አአርማ በምስሉ ላይ ተመላክቷል። የኢትዮጵያ ንግድ ባንክ በሀገራችን ከሚገኙ ቀደምት እና አንጋፋ የባንክ አግልግሎት ተቋመቱ ውስጥ አንዱና ዋንደኛው ነው።

የኢትዮጵያ ቀይ መስቀል ማህበር አርማ በምስሉ ላይ ይታያል። የኢትዮጵያ ቀይ መስቀል ለሀገራችን ኢትዮጵያ ለተለያዩ ማህበረሰብ ክፍሎች ድጋፍ በማድረግ የሚታወቅ የበጎ አገልግሎት ድርጅት ነው።

በምስሎ ላይ የምንመለከተው እጅግ የተንታለለ የእርሻ መሬት ሲሆን በዚህም የእርሻ መሬት ገበሬዎች በበጋ ወቅት ሰብሎቻቸውን ሰብስበው እና በአንድ ቦታ አከማጅተው እንዳሉ እንመለከታለን።

ምግብ ምግብ የሰው ልጅ ለመኖር ከሚያስፈልጉት መሰረታዊ ነገሮች ውስጥ አንዱ እና ዋነኛው ነው። ለምሳሌ ዳቦ፣ እንጀራ፣ እንዲሁ አትክልት እና ፍራፍሬ የመሳሰሉ ይገኙበታል።

መሰረታዊ አገልግሎቶች መሰረታዊ አገልግሎቶች የአንድ ሀገር ማህበረሰብ ካለምንም ልዩነት በጋራ ሊጠቀማቸው የሚገቡ መሰረተ ልማቶች ናቸው። ከእነዚህም ውስጥ መስመር መብራት ይገኙበታል።

እፅዋት እፅዋት ለሰው ልጆች አስፈላጊ ከሚባሉ የተፈጥሮ ስጦታዎች ውስጥ ዋነኞቹ ናቸው። ከዚህም መካከል ለምግብ አገልግሎት ይውላሉ። ለምሳሌ ጎመን ዋናው እና አንዱ ነው።

ትምህርት ትምህርት የሰው ልጅ አዕምሮውን ከማብሰል በተጨማሪ አለምን በአለበት በአንድ ቦታ ቁጭ ብሎ ለማየት ሁሉንምእና ለማወቅ ከሚያስችሉት ትልቅ ችሎታዎች ውስጥ አንዱ ነው።